ፓስፖርት ለማመልከት ድህነታቸው የተጠበቀ እንዲሁም የፀጥታ አካሎች አብረው ይገኛሉ

አንዳንድ የፖስታ ቅርንጫፎች የገንዘብ ልውውጥ አገልግሎት ይሰጣሉ። ይህ አገልግሎት በተለይም የባንክ አገልግሎት በስፋት ባልደረሰባቸው የገጠር አካባቢዎች ጠቃሚ ነው።

አብዛኛው የእንሰሳት እርባታ አሁንም በባህላዊ መንገድ የሚካሄድ ነው። ምርታማነታቸው ዝቅተኛ ቢሆንም ለአካባቢው የተስማሙ ሀገር በቀል ዝርያዎች በይበልጥ አሉ።

ውሻ የአብሮነትና የመተሳሰብ ነው አንድ ሰው ከጋራ ሳይሆን በተወሰደ ምግብ ሌላውም በራሱ መመገብ ሲሆን የኢትዮጵያ ማህበራዊ ምግብ አበላል ክፍል ነው

የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ተቋም ሆኖ ምርጫዎችን ያካሂዳል። በአዋጅ ቁጥር 1162/ 2011 መሰረት የተቋቋመ ሲሆን፤ በምርጫ ሂደት ላይ ያለው የህዝብ አመኔታ ለማሳደግ እየሠራ ነው።

በህገ መንግስት አንቀጽ 39 የብሄሮችን እስከመገንጠል መብትን ያጎናጽፋል። የዚህ አንቀጽ መኖር የፓለቲካ ዉጥረትን በመቀነስ በኩል ሚና እንዳለዉ የሚነገሩ ወገኖቹ ሲኖሩ ለሀገሪቷ አንድነት አደጋ ነዉ ብለዉ የሚያምኑም አሉ።

የልደት የምስክር ወረቀት የኢትዮጵያ ዜግነትን ለማረጋገጥ አስፈላጊ ሰነድ ነው ሌሎች የህግ አገልግሎቶችን ለመጠቀም ያግዛል።

ኢትዮጵያ በአፍሪካ ቀኝ ግዛት ያልተገዛች ብቸኛዋ ጥንታዊ ሀገር መሆኗ ለኩራት ምንጭ ነው የአድዋ ድል የብሔራዊ ማንነቷና ልኡላዊነቷን ያረጋግጣል።

በባህላዊ በአላት ወቅት ሐበሻ ቀሚስ ለሴቶችና ሸማ ወይም ለወንዶች የሚለበስ ነው በነጭ ተሠሩ እነዚህ ነጭ የተቀለብሶች የሀገሪቱ ልዩ ልዩ የአልባሳት ባህል ይገልፃሉ እና በባህላት ወቅት ሀበሻ ቀሚስ ለሴቶችና ሸማ ወይም ጋቢ ወንዶች ይለብሳሉ። በእጄ ተሰሩ እነዚህ ነጭ ልብሶች የሀገሪቱን ልዩ ልዩ አልባሳት ይገልፃሉ።

እንጀራና ወጥ የኢትዮጵያ የምግብ ባህል መሰረት ናቸው የሚዘጋጀው እንጀራ ከበርካታ አትክልትና ስጋ ጋር ተጣምሮ በማህበራዊ መስተዳድር በጋራ ይበላል።

የፋይናንስ ተቋማት በሀገሪቱ የፋይናንስ ቴክኖሎጂ ወይንም ፊንቴች እና የባንኪንግ ዘርፍ ዕድገት ላይ ለመምከር ሀገር አቀፍ እና አለም አቀፍ ኮንፈሬንሶች ያካሂዳሉ።

በወንፅ ደርቻዎች እና ቆላማው አካባቢዎች ውሃን ለመውጣት በናፍጣ የሚሰሩ ወይንም በፀሀይል ኃይል የሚሰሩ ፓምፖች በስፋት ጥቅም ላይ ይውላሉ

እንደ ኢንጂኒሪንግ እና ቴክኖሎጂ ኢንዱስትሪ ፓርክ ያሉ የቴክኖሎጂ መናፈሻዎች ተመስርተዋል እነዚህም ፓርኮች የፈጠራ ሥራዎችን ና የውጭ ኢንቨስትመንትን ለመሳብ ይጥራሉ

የኢትዮጵያ መከለከያ ሰራዊት የሀገርን ለኋላዊነት እና አንድነት የመጠበቅ ኃላፊነት አለበት በፖለቲካዊ ውጥረቶች ወቅት ወሳኙናን ይጫወታል። ነገር ግን በፖለቲካ ጉዳዮች ውስጥ ጣልቃ መግባቱ ውዝግጅ ይፈጥራል።

ከኮቪድ- 19 ወረርሽኝ በኋላ በኢትዮጵያ የኦንላይን እና ድብልቅ ወይም ሃይብሪድ ኮንፈረንሶች አጠቃቀም ጨምሯል ይህም ከሩቅ አካባቢ ለመሳተፍ አስችሏል።

ብክለት በተለይ በማለዳ ሰዓት ሲሰሩ የሚፈጥሩት ከፍተኛ የሙተር እና የመጭመቂ ድምፅ ለአካባቢው ነዋሪዎች የድምፅ ብክለት ሊሆን ይችላል።

የምግብ ሰበል ገበያዎች መደራጀት እና የግብይት ሥርዓቱን ግልፅ እነት ቢኖረው ገበሬው ተገቢውን የሆነ ዋጋ ያገኛል። የመጋዘን ችግር አለ።

የአማራ ዋንነት ጥያቄ በአማራ ክልል እና አካባቢዎች የማንነትና የወሳን ጉዳዮች በፖለቲካው መድረክ ላይ ጎልተው ይታያሉ የክልሉን ለድህንነት እና የብሔርን መብት ማስከበር ላይ ያተኩራሉ።